እናቶች የተለያዩ የቤት አስቤዛዎችን በመሸጥ ልጆቻቸውን እና ቤተሰቦቻቸውን ለማስተዳደር ይገደዳሉ ሌላ የገቢ ምንጮችን ለማገኘት እንደ አማራጭ የሚጠቀሙት የስራ አይነት ሲሆን ለነሱም አዋጪ የሆነ እና ከመቀመጥ የሚሻላቸው የስራ አይነት ነው።

የተለያዩ የውኃ ማጠራቀሚያ በርሜሎች ከ ቤት እቃ ነጋዴዎች የምናገኛቸው ሲሆኑ፤ እንደ ሳይዛቸው መጠናቸው ትልቅና ትንሽ በመካከለኛ እኛ በምንፈልግበት ዓይነት የምንገዛቸውን የቤት እቃ አይነቶች ናቸው።

ሞባይል ባንኪንግ በምንጠቀምበት ጊዜ በልካችን ካርድ ከሌለው ወይም ደግሞ በአካባቢያችን ሱቅ ብናጣ ከስልካችን በሞባይል ባንኪንግ አማካኝነት ካርድ መግዛት እንችላለን እንዲሁም ፓኬጅ መግዛት እንችላለን ማለት ነው።

እናቶች ጠላ ለመጥመቅ የሚጠቀሙባቸው የተለያዩ እቃዎች አሉ ከነሱም ውስጥ ከሸክላ የተሰሩ የተለያዩ ገንቦ እና ጋኖች ይኖራሉ። ከዚህም በተጨማሪ የተለያዩ በርሜሎችንም ተጠቅመው ሊጠምቁ ወይም ደግሞ ሊበርዙ ይችላሉ።

ጌጣጌጦችን የአንገት ሀብሎች ከሱበርማርኬት እናገኛለን ይሄም በተለያዩ የጌጣጌጥ ሱፐርማርኬቶች ላይ በተመጣጣኝ ዋጋ እና እኛ በምንፈልገው ቀለም ፣በምንፈልገው ዲዛይን መርጠን የምንገዛ ይሆናል።

ሞባይል ባንኪንግ አገልግሎት የሚሰጥ የባንክ አይነት ሲሆን ሰዎች በቀላሉ አካውንታቸው ያለውን ብር ወደ ሌላ አካውንት transfer ጉልበት ሳይጨርሱ እንዲሁም ደግሞ የመቀበልም አቅም መኖር ነው

የተለያዩ አይነት የእጅ ሰዓቶችን ከሱፐር ማርኬት ሂደን ልንገዛ እንችላለን እነሱም ለተለያዩ ሰዎች ስጦታ ለመስጠት እንዲሁም ኛኘ የምንፈልጋቸውን አይነት ሰዓቶች መርጠን የምንጠቀምበት ቦታ ነው ማለት ነው። እሱም በተመጣጣኝ ዋጋ ለኛ ተደራሽ የሚያደርግ ነው ማለት ነው።

የሚያሽከረከሩ ሰዎች የተለያዩ አደጋዎች ሲፈጥሩ ለምሳሌ የሰውን ሰው ማሳከኝ የሚሆን የእንሹራንስ ገብቶ ከቆዩ መንግስት የሚያግዛቸው ይሆናል ወይም ደግሞ ኢንሹራንስ ድርጅት የተለያዩ ገንዘቦችን ያግዙዋል ሰው ለማሳከም

መንግስት ስራ አጥ ማህበረሰቦችን አንድ ላይ በማደራጀት እና የተለያዩ መሬቶች እንደመስጠት እንዲሁም የገንዘብ እርዳታ በማድረግ ስራዎችን ጀምሮ ያደርጋል ይሄንን በሚያደርግበት ጊዜ ማህበረሰቦች ተስፋቸውና ሰቶ እንዲለወጡ ያደርጋል ።

ወተት ለትንሽ ሰዓት በሚቆይበት ጊዜ ወደ እርጎ ይቀየራል ይህንንም ወደ እርጎ በጣም ብዙ ፈላጊ ያለው እና ሰዎች የሚወዱት ሲሆን የታለበ ወተት ወደ እርጎነት ተቀይሮ ለሰዎች የሚሸጥበት መንገድ ነው።

የኤትዮጵያ ንግድ ባንክ በኢትዮፒያ በ1944 የተመሰረፈው የባንክ ኃይነት ሲሆን በሀገራችን የተለያዩ አገልግሎቶችን በመስጣት እና ህዝቦችን በማገልገል የሚታወቅ የዋንክ ኃይነት ነው የለዩ የብድር አገልግሎቶችንም በመስለት ይታወቃል።

ነጋዴዎች ከገበሬዎች የተለያዩ ምርቶችን በመግዛት ለማህበረሰቡ ተዳራሻ ያደርጋሉ። እሱንም በገቤ አካባቢ ሄደን የምንገዘው ወይም ደግሞ እነሱ የተወሰነ ትርፋ አትርፈው ለኛ የሚሸጡልን ሲሆን የትራንስፖርት እንዲሁም ደግሞ የድካማቸውን አትርፈው ለእነሱ የገቢ ምንጭም ያደርጉበት ነው።

ካፌዎች የተለያዩ የምግብ ዓይነቶችን በአብዛኛው እንደ ፒዛ በርገርና የተለያዩ ለመዝናኛነት የምግብ ዓይነቶችን በማዘጋጀ ሰዎች ያገለግላሉ እነሱንም አጋንንት በምንፈልግበት አሰሩትን የምንመገብ ይሆናል

ሱፐርማርኬቶች ከሌሎች የሱቃ አይነቶች እንመለከተው በሰፍ የሆነ እና የተለያዩ ጥሩ የሚባሉ ቃዎችን የሚናገኝበት ወይም ደግሞ በአካባቢያችን በቀላሉ የተለያዩ እቃዎችን ለመግዛት እሩቅ ሳንሔድ የምናገኘው የሱቅ አይነት ነው። ማለት ነው እጽሄ በተመጣጣኛ ጋር ቁሶችን የምናገኝበት ነው።

ብርሃን ባንክ እንደስማችን ብርሃ ነው ሥራችን በሚል ማስታወቂያ የሚታወቅ ሲሆን ይህም የተለያዩ አገርግሎቶችን በመፍጠት እና የተለያዩ ሰዎችን ለስራ ዕድል በመፍጠር በጣም ጥሩ የሆነ በሀገራችን የታወቀ የ ባንክ ዓይነት ነው።

ግለሰቦች ገንዘብ መበደር ያለው ጉዳት ለአበዳሪው ወይም ደግሞ ለተበዳሪው ሊሆን ይችላል አበዳሪው በሰዓቱ የማይመለስለት ከሆነ ለተለያዩ ሥራዎችን ያሰበው ወይም ደግሞ ለመስራት ያቀደበትን ወደ ኋላ ያስተጓግለዋል።

ሆቴሎች ከተለያየ ካፌና rስቶራቶች የሚለይበት ትልቅ በመሆኑ እና በውስጡ የሚይዛቸው የመስንግዱ አይነቶችን በሚለያይበት ሁኔታ ስለሆነ ነው ማለት ነው ሆቴሎች ሰፋይ ያለ እና ትልልቅ ሆኑ አገልግሎቶችን የሚሰጥ ስለሆነ ነው

የተለያዩ የቆዳ ሎሽኖችን ከሱፐር ማርኬት እንገዛለን እነዚህም የሚነገዛቸው የቆዳልሽኖች እንደ ቆዳችን ዓይነት እና ለኛ እንደሚመቸ እንደሚስማማመርጥን የሚንገዛው እንዲሁም ደግሞ እንደመጠናስ ችልክ የሚነገዘው ነው፡፡

ፐርማርኬቶችን የተለያዩ ሰዎች ለእንግድነት ለመጠቀመ ወምም ደግሞ የአዋጣናል ብለው አስበው ለእራሳቸው ከፍተው የገቢምንጭ የሚያገኙበት ሊሆን ይችላል። ሊህንንንም በሚያደርጉበት ጊዜ ገቢነወጫዎቸውን በማመጣጠን የተለያዩ ቀዎችን ለፍድመለ ጊዜ ገስተው ያስቀምጣሉ ማለት ነው።

አዝዋ ሆቴል በባህር ዳር ከተማ የሚገኝ ትልቅ እና ዘመናዊ የሆነ የሆቴል ዓይነት ሲሆን የተለያዩ መስተንግዶዎችን በውስጡ የያዘ እንዲሁም ለከተማው ድምቀትና ቡበት የሆነ የሆቴል ዓይነት ነው ማለት ነው ጅት በጣም ተወደዥ ሆነ ነው

ማርኬቶች ውስጥ ጥቃዎችን በመነገዛበት ጊዜ የአገልግሎወስ ስምናቸው ወይም የኤxስፐርዴታቸው ዓለም መድረሱን እና ረዥም ሰዓት መኖሩን አረጋግጥመግዛት አለብት እንደ ጠካልሆነ ግን የሚነጠቀማቸው ነገሮች በእኛት ግና ላይ ኩድረት የሚያደርሱ እና ችግርን የሚያመጡ ይሆናሉ፡፡